ፋሽን ማለት ምን ማለት ነው ? አንድ ሰዉ ዘመን ያመጣው ነገር የተለየ ነገር ወይም አዲስ የመጣ ነገረ ፋሽን ይባላል ለምሳሌ ከ ልብሰ አንፃር ፤ ከ ቤት እቃዎቼ አንፃር ፋሽን ይባላሉ ማለት ነዉ

መጽሃፍ ማለት ስለ አንድ ሰው ሙሉ ታሪክ የሚጻፍበት ወይም ደግሞ አንድ ሀገር ስለተፈጸመ ነገሮች ከመጀመሪያው እስከ መጨረሻው የምናገኝበት ቦት መጽሃፍ ይባላል።

እሺ የቤት እቃ የምንላቸው ለቤት የምንገለገልባቸው ነገሮች ናቸው ። ያ ማለት እንደ ወንበር ፣ አልጋ ፣ ምግብ መስሪያ ቁሳቁሶች ናቸው የቤት እቃዎች የምንላቸው ። የቤት እቃዎች ደግሞ ከእንጨት ሊሰሩ ይችላሉ ፣ ከብረት ወይም ከፕላስቲኮች

መሠረተ ልማት ማለት በአንድ አካባቢ ላይ የሚሰሩ የተለያዩ ሥራዎች መሠረት ልማት ይባላሉ። ለምሳሌ መንገድ መሥራት አካባቢን ማጽዳት የመሳሰሉትን መሰረተ ልማት ውሃ ዝርጋታ ማናምን።

እሺ ተሽከርካሪዎች የምንለው ከአንድ አካባቢ ወደ አንድ አካባቢ የሚሄዱ መኪናዎች ማለት ነው ። ተሽከርካሪዎች እንግዲህ የርቀት አሉ ፣ ቅርብ አሉ ፣ አካባቢ ለአካባቢ አሉ ። እነዚህ ደግሞ ተሽከርካሪ የምንላቸው መኪና ፣ ባጃጆች የመሳሰሉት ናቸው ማለት ነው ።

ጫማዎች ማለት ሁለትና ከዛ በላይ የሆኑ የሚደረጉ ጫማዎች ናቸው ጫማዎች የምንላቸው ብዙ ሲሆኑ ጫማዎችናዎች ማለት እምናደርጋቸው በእግራችን ልክ የሚሰሩ ጫማዎች ይባላሉ ማለት ነው።

የቤት እንሰሳት ማለት በቤት ውስጥ የሚገኙ እንሰሳቶች ናቸው። እነድመት፣ ዉሻ እና የመሳስሉት እነዚህ የቤት እንሰሳት ይባላሉ። የቤት እንሰሳት ብዙ ግዜ ሳር በልም ስጋ በልም ናቸው።

እዋት የሚባሉት መሬት ላይ ተክለው የሚበቅሉ ነገሮች ሁሉ እጽዋት ይባላሉ እዋቶች እንደ ዛፍ እንደ አበባ እነዚህ ሁሉ እዋቶች ይባላሉ እዋቶች ደግሞ ለምን ለምን ያገለግላሉ? ለአየር ንብረት ለመተንፈስ በተለይ ንጹሃየ አየር ለማግኘት የሚያገለግሉ እጽዋቶች ናቸው።

ምግብ ማለት አንድ ሰው በህይወት ለመኖር አስፈላጊ ነገር ነው። ምግብ ከሌላ በህይወት መኖር የለም። ስለዚህ ምግብ በይወት ለመኖር ለአንድ ሰው ጠቃሚ ነገር ነው ።ማለት ነው።

እሺ ጋዜጣ ማለት የሆነ ፈጣን የሆኑ መረጃዎች የሚኖሩበት ፣ስለ አንድ ሰው ታሪክ ቶሎ ፈጣን የሆነ ሲሞት ሊሆን ይችላል፣ የሰራው ስራ ሊሆን ይችላል እሱን ቶሎ የምናገኝበት ምን ይባላል? ጋዜጣ።

ግብርና ማለት የተለያዩ ማዳበሪያዎችን በመጠቀም ውጤት ማግኘት ነው ይሁን ማለት እህሎችን ማግኘት ነው ማለት ነው። ግብርና የምንለው በገጠሩ ክፍል ነው በአብዛኛው የሚገኘው፤ ግብርና ማለት እንግዲህ አርሶ ውጤት ማምጣት ማለት ነው። የግብርና ውጤቶች፦ ስንደ ምናምን

እንግዲህ መልካዓ-ምድር ማለት በአንድ አካባቢ ውስጥ የሚገኝ አረንጓዴ ስፍራ ነው። አረንጓዴ ስፍራ በቃ በማንኛውም አካባቢ ውስጥ እንዲሁም በተፈጥሮ የተሰጠን ፀጋ እሚያምር አሪፍ የሆነ መልካዓ-ምድር ይባላል ማለት ነው። መሬት

ምግብ ማለት ከተፈጥሮ ነገሮች የሚዘጋጅ ነገር ነው። የሰው ልጅ የሚመገበው ነገር፣ ምግብ ማለት ለምሳሌ ያክል ድንች፣ ካሮት ፣ቀይ ወጥ፣ እንጀራ የመሳሰሉት ምግብ ይባላሉ።